የሞሃ ፋብሪካ ከሚያመርታቸውን የውሃ መጠጦች መካከል የኩል ውሃን የሚያስተዋውቅ ማስታወቂያ ተለጥፎ ይታያል የኩል ውሀ ሃይላዶች በትልቁ ላይ እየተቀመጡ ሲሆን የኩል ውሃ ከሞሃ የሚል ምስል ነው የተጠቀሙ ከኋላ እንዲሁም ኩል የሚለው በአማርኛና በእንግሊዝኛ ተጽፎ ከታች ደግሞ የሞሃ ኢንዱስትሪ አርማ ተቀምጦ ይታያል።

አሲድ ቤዝ ኒውትራል ወይም ደግሞ በአማርኛ አሲዳማ ቤዛማና ተፈጥሯዊ ብለን የምንለካባቸው የመርዝ መጠን መለኪያዎች ናቸው። እነዚህ በተለያየ መልኩ ሊገለፁ ይችላሉ። ለምሳሌ የተለያዩ ቀለሞችን በቤዝ ውስጥ ወይም በአሲድ ውስጥበምናስገባበት የሚሰጡት የቀለም ለውጥ ተመሳሳይ አይደለም። በዚህም ምክንያት ለይተን ማወቅ እንችላለን።

በነጭ አበባና እንዲሁም በቅጠላቅጠል ወንበር እና ነጭ በለበሰ ጠረጴዛ አዳራሽን ያሳያል ይህ ቦታ ለሰርግ ለልደት ወይም ለምርቃት በየትኛውም አይነት ዝግጅት የተጌጠ እና የተቀመጠ የሆነ ጠረጴዛና ወንበሮች ላይ የተቀመጡ የተለያዩ መጠጦች የሚገኛሉ።

እናት በተለይ አብዛኞቹ የድሮዎቹ ኢትዮጵያውያን እናቶች ልጆቻቸውን በእጅ ስራዎቻቸው በሚሰሯቸው ስራዎች በመሸጥ እንዲሁም ደግሞ የተለያዩ አገልግሎት በመስጠት ልጆቻቸውን ይመግቡና ያሳድጉ ነበር። ይህች እናትም እንደምንመለከታት ሰፌዱዋን እየሰፋች ትገኛለች።

በምስሉ አንድ ወጣት ወንድ የኢትዮጵያ ባህላዊ ልብስ የሆነውን እንዲሁም የወሎ መገለጫ የሆነውን ሙሉ አልባስ ለብሶ ይታያል። አልባሱም አረንጓዴቲሸርት ጋቢ እንዲሁም ሽርጥና አረንጓዴውን ቀበቶን ያካተተ እንዲሁም ደግሞ በእጁ ያዘውን ዱላም ያካተተ ነው ።

በሁለት ረድፍ የተደረገው የተለያዩ በህብረት የተሰራ ሲሆን የመጀመሪያው ላይ ነጭ የሻይ መቅዳ አረንጓዴ ማስቀመጫ የሚመስሉ በጠርሙስ የተሰሩ እቃዎች ይታያሉ። እንዲሁም ለቡና የሚሆን የስኳር ማስቀመጫ የቡና ፤እንዲሁም የውሃ መጠጫ ይታያል።

ሳሙና በጥሬ እንዲሁም ከፈሽ ተደርጉ ይመረታል። አብዛኛውን ጊዜ ከፈሽ ሳሙናዎች ለጅ የሚጠቀማቸው ሲሆኑ ምስሉ ላይ አረንጓዴ ዲሮ የተባለ ብራንድ እጅ ሳሙና ይታያል። እሱም በሆቴሎች እንዲሁም በቤት ውስጥ በመጠቀም ንጽህናችን ለመጠበቅ የሚያስችለን ሳሙና ነው።

በምስሉ ላይ የተለያዩ የሴቶች የሚሆኑ የውበት መጠበቂዎች ይታያሉ እነዚህም ኮንሲለር ሊፕስቲክ ቻፕስቲክ ጥፍር ቀለም የመሳሰሉትን እና እነዚህን ሉ ለመቀባት የሚያገለግሉ የተለያዩ ብሮሾችም ይታያሉ እንዲሁም መስታወትም አለ፡፡

በምስሉ ላይ የተቆራረጠ ጥሬ ስጋ ይታያል። እንዲሁም ጎን እንጀራ ለማጣፈጫነት የሚያገለግል ቁንዶ በርበሬ፤ የተፈጨ በርበሬ እንዲሁም ዳጣ ይታያል። ይህ ጥሬ ስጋ በሎሚ ተለውሶ የቀረበ ሲሆን ኢትዮጵያውያን ከዕርድ በኋላ የሚበሉት ምግብ ነው።

በምስሉ ላይ ገበሬዎች ይታያሉ እነዚህ ገበሬዎች ሁለት በሬዎችን ጠምደው እያረሱ ነው። ሞፈር ቀንበር የመሳሰሉ የእርሻ መሳሪያዎች ተጠቅመው መሬታቸውን በማረስ እና በማልማት ላይ ይገኛሉ።